እነዚህ በምስሉ ላይ የምንመለከታቸዉ ሰዎች ዉኃ ለመቅዳት ቦኖ ወይም ደግሞ ባንቧ ላይ ዉኃ ለመቅዳት ወረፋ አሰልፈዉ እየጠብቁ የሚገኙ ሰዎች ናቸዉ። እና ዉኃ ለመቅዳት የተሰለፉ ሰዎች ሰዎች ናቸዉ።

በምስሉ ላይ የምንመለከተው የህጻናት የፊደል ገበታ ነው ፤ ህጻናቶች አፋቸዉን የሚፈቱበት ሀ ብለው የሚጀምሩበት ነው ፤ እና ከ ሀ እስከ ፐ ፊደላትን ይዞ ነው የምንመለከተው እና ህጻናቶች አፋቸውን የሚፈቱበት የፊደል ገበታ ነው።

ይህ በምስሉ ላይ የምንመለከታቸው የኦርቶዶክስ እምነት ቀሳውስቶች፣ ዲያቆናቶች ሰብሰብ ብለው ያሬዳዊ ዝማሬዎችን፣ ወረቦችን እያቀረቡ ፈጣሪያቸውን እያመሰገኑ ነው በምስሉ ላይ የምንመለከተው ማለት ነው።

በምስሉ ላይ የምንመለከታቸው ባህላዊ ታንኳወች ይባላሉ። የተለያዩ ባህሮችን ለማቋረጥ እንዲሁም አሳ ለማጥመድ እንጠከምባቸዋለን። እንደምንመለከታቸው ልጆቹ ታንኳወቹን እየገጠሙ እንመለከታቸዋለን።

በምስሉ ላይ እንደምንመለከተው ሰፋ ያለ ገበያ ነው የምንመለከተው ።እና የተለያዩ ሻጮች እየሸጡ ፣ገዢወች ደግሞ እየገዙ ነው የምንመለከተው እና ብዙ የህዝብ ቁጥሮች ነው የምንመለከተው ምስሉ ላይ እና ሻጭና ገዢ ነው የምንመለከተው።

ይህ በምስሉ ላይ የምንመለከተው ታዋቂ ሰው ነው። በፊት ላይ የኢትዮጵያ ብሔራዊ ቡድን የእግርኳስ አሰልጣኝ የነበረ ሰው ነው። ሰውነት ቢሻው ይባላል ።

በምስሉ ላይ የምንመለከታቸው የኦርቶዶክስ ተዋህዶ እምነትን አማኞች ናቸው። በቤተ ክርስቲያን መቅደስ ውስጥ ሆነው ቅዳሴ እያስቀደሱ ነው።

ይህ በምስሉ ላይ የምንመለከተው ታዋቂ ሙዚቀኛ አርቲስት ነዋይ ደበበ እሚባል ያታወቃል። ልጆቹን ሰብሰብ አድርጎ እየዘፈነላቸው ይታያል በምስሉ ላይ። እንዲሁም ብዙ አልበሞች ያሉት ተዎዳጅ ሙዚቀኛ ነው ።

እነዚህ በምስሉ ላይ የምንመለከታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ተማሪዎች ወረብ እያቀረቡ ነው። እንደምንመለከተው የቤተክርስቲያኑን አልባስ ለብሰዋል። የኢትዮጵያ ባንዲራን ይዘዋል። እና የወረብ ዝማሬዎችን እያቀረቡ ነው።

እነዚህ በምስሉ የምንመለከታቸው እንግድህ ስፖርተኞች ናቸው። እንደምንመለከተው የእግር ኳስ ተጫዋቾች ናቸው። የዳሽን ቢራ ቡድን አባላት ናቸው። እንደምንመለከተው ውድድሩን ከመጀመራቸው በፊት ሰብሰብ ብለው ፎቶ እየተነሱ ነው።

በምስሉ ላይ የምንመለከተው ከምግብ ከጥራጥሬ አይነቶች መካከል አንዱ ነው ።ይሄ በምስሉ ላይ የምንመለከተው በስፌት ላይ ያለ የ ሸምብራ ቆሎ እና የሱፍ ነው። ሁለቱ ተቆልተው አንድላይ ያለ ቆሎ ነው።

ይህ በምስሉ ላይ የምንመለከተዉ የሙዚቃ መሳሪያ ፒያኖ ይባላል። እና ዘፈኖችን እና የተለያዩ ነገሮችን ለመስራት እንጠቀምበታለን። እና ለመጀመሪያ ጊዜ ፒያኖን የተጫወተዉ ሰዉ ማን ይባላል?

ይህ በምስሉ ላይ የምንመለከታቸው የህግ አስከባሪዎች ናቸው። የተለያዩ ቦታዎች ላይ ወንጀሎች እንዳይሰሩ የሚጠብቁልን ናቸው ።

ይህ በምስሉ ላይ የምንመለከተው ከቅል የተሰራ እቃ ነው ። እና ይህ ዘርፈ ብዙ ጥቅምችን ይሰጣል ። ውሃ ለመቅዳት ሊሆን ይችላል ወተት ለመጠጣት ሊሆን ይችላል ። የተለያዩ ጥቅሞችን ይሰጣል እና በብዛት የምንጠቀመው በየትኛው አካባቢ ነው?

እነዚህ በምስሉ ላይ የምንመለከታቸው ልጃገረዶች የአሸንዳ ወይም ሰውለል የተባለውን በአል ሰብሰብ ብለው እያከበሩ ይታያሉ። ብዙ ታዳሚ የሚመለከት አለ።

ይህ በምስሉ ላይ የምንመለከተው ዘመናዊ የሆኑ ጫማዎችን ነው ሽፍን ጫማ ነው። እንደምንመለከተው ናይክ ጫማ ነው፤ ይህ ጫማ አሪፍ የሆነ እና ጥሩ የሆነ ምቾት ሚሰጥ ነው።

እነዚህ በምስሉ ላይ የምንመለከታቸው ማህበረሰቦች ከውጪ የመጣ እህሎችን እየተከፋፈሉ ወይም ደግሞ በእርዳታ መልክ የመጡ እህሎችን እየወሰዱ ነው ምንመለከተው። በምስሉ ላይ እንደምንመለከተው በርከት ያሉ ማህበረሰቦች አሉ።

ይህ በምስሉ ላይ የምንመለከተው ልጅ ሰፊ የሆነ የእርሻ ሜዳ ላይ የሚበቅሉና የሚያድጉ አዝርቶችን መስመሩን ተከትሎ እየዘራ ነው።

ይህ በምስሉ ላይ የምንመለከተው አርማ ወይም መለያ ማንኛውም ነገር የራሱ አርማ ወይም መለያ እንዳለው ሁሉ ይህ ደግሞ የንብ ኢንተርናሽናል ባንክ መለያው ነው ማለት ነው።

ይህ በምስሉ ላይ የምንመለከተው የምግብ አይነት ነው ። ይህ የምግብ አይነት ገንፎ ይባላል ። ይህ ገንፎ ደግሞ በብዛት ሰው ሲወልድ ምናምን የሚዘጋጅ ምግብ ነው ።

ይህ በምስሉ ላይ የምንመለከታቸው የኦርቶዶክስ እምነት ቀሳውስት ዲያቆናት ሰብሰብ ብለው ዝማሬዎችን እያደረጉ ነው። በፍልፍል ዋሻ ቤተክርስቲያን ውስጥ ከስር ሁነው ነው ይህንን ዝማሬ የሚያደርጉ።

በምስሉ ላይ የምንመለከተው የማስታወቂያ ሰሌዳ ነው። እንደምንመለከተው የብሬስ ጥርስ ማስተካከያ ይላል። እና ማስታወቂያ ወይም አድራሻ አይተን ሂደን ጥርሳችንን ማስተካከል እንችላለን ማለት ነው። እና ማስታወቂያ ሰሌዳ ነው ማለት ነው።

እነዚህ በምስሉ የምንመለከታቸው ወጣቶች ተሰብስበው ከጎንደር ቤተመንግስት ጀርባ ጃኖ ልብሳቸውን ለብሰው ፎቶ እየተነሱ ነው ምንመለከተው። ባህላዊ ልብሳቸውን ለብሰው ነው ምንመለከተው።

ይህ በምስሉ ላይ የምንመለከተው በአማራ ሚዲያ ኮርፖሬሽን የተዘጋጀ ወይም የተጠናከረ ዜና ነው። ከደሴ ስታዲዮ የተሰጠ ዘገባ ነው ይህም ደግሞ ዘገባው የመኖሪያ ቤት ጥያቄን ለመመለስ በተደረገ ውይይት ላይ የተሰራ ዜና ነው።

ህሀ በምስሉ ላይ የምንመለከተዉ ሙዚቀኛ የተለያዩ ሙዚቃዎችን ሰርቶ ያለፈ ሙዚቀኛ ነዉ። ማዲንጎ አፈወርቅ ይባላል።

ይህ በምስሉ ላይ የምንመለከተው የጎንደር ቤተመንግስት ነው እና ጎንደር ውስጥ ነው የሚገኘው እና ብዙ ጎብኝዎችን ያፈራ ና ብዙ ገቢን ያስገኝ ቤተ መንግስት ነው እና ብዙ አመታቶችን ያስቆጠረ ቤተመንግስት ነው ።

ይህ በምስሉ ላይ የምንመለከተ ሙዚቀኛ ይሁኔ በላይ ይባላል። የተለያዩ የሙዚቃ ስራወችን ሰርቷል። እና በኢትዮጵያ ዉስጥ በጣም ታዋቂ የሆኑ የሙዚቃ ስራዎችን ሰርቷል። እና በኢትዮጵያ ዉስጥ በጣም ታዋቂ የሆነ ዘፋኝ ነው። ብዙ ነገሮችን አበርክቷል።

በምስሉ ላይ እንደምንመለከተው የዶሮ እርባታዎችን ነው የምንመለከተው። በጥቃቅንና አነስተኛ ላይ ተሰማርተው የስራ ፈጠራ ነው። ዶሮዎችን በማርባት፣ እንቁላሎችን በመሸጥ ደግሞም ዶሮዎችን ለስጋ በመሸጥ የተለያዩ ገቢዎችን ማግኘት።

ይህ በምስሉ ላይ የምንመለከተው ሀውልት ነው ። የዳግማዊ አጼ ቴዎድሮስ ንጉሰ ነገስት ዘኢትዮጵያ ሀውልት ነው ። ጋፋት ላይ ካሰሩት የጦር መሳሪያ ጋር ባንዲራቸውን ይዘው የተነሱት የተሰራ ሀውልት ነው ።

ይህ በምስሉ ላይ የምንመለከተው የሰውነት ክፍል ነው። በተለያዩ ትምህርት ቤቶች ላይ ህፃናቶችን ለማስተማር የትኛው ክፍል ይሄ ነው፤ የትኛው ክፍል ይሄ ነው ብሎ ለማስረዳት የምንጠቀምበት ስዕል ነው።

እነዚህ በምስሉ ላይ የምንመለከታቸው አትክልቶች ናቸው እነዚህ አትክልቶች ሚጥሚጣ ወይም ቃሪያ ይባላሉ። እነዚህ በጣም ስንቀምሳቸው የሚያቃጥል ስሜት የሚሰጡ ነው የተለያዩ ምግቦች ላይ ተጨምረው አገልግሎት ይሰጣሉ።

ይህ በምስሉ ላይ የምንመለከተው ሰፊ የስብሰባ አዳራሽ ነው። የተለያዩ ወንበሮች፣ ጠረጴዛ እና ማክራፎኖችን የያዘ የስብሰባ አድራሽ ነው። የተለያዩ ስብሰባዎች የሚካሄድበት ቦታ ነው። እና ምን አይነት አካላቶች ናቸው እዚህ ቦታ ስብሰባ የሚያደርጉት?

እነዚህ በምስሉ ላይ የምንመለከታቸው ወጣቶች የተለያዩ የሀገር ባህል ልብስ ለብሰው ፤የተለያዩ የብሔር ብሔረሰቦች ልብሶችን ለብሰው አንድ ላይ ሰብሰብ ብለው ፎቶ እየተነሱ እንመለከታለን።

ይህ በምስሉ ላይ እንደምንመለከተው ትልቅ ህንጻ ወይም ሆቴል ነው። ምስሉ ላይ እንደምንመለከተው ቤንማስ ሆቴል ይላል። የተለያዩ ምግቦችን እና መጠጦችን የያዘ ትልቅ ሆቴል ነው።

ይህ በምስሉ ላይ የምንመለከተው መዶሻ ይባላል። እና ዘርፈብዙ ጥቅሞች አሉት። ከሚሰጣቸው ጥቅሞች መካከል የተለያዩ ነገሮችን ለማያያዝ የምንጠቀምበት የተለያዩ ስዕሎችን ለመስቀል ሊሆን ይችላል ፤ቤት ሲሰራ ለማያያዝ ሊሆን ይችላል የተለያዩ ጥቅሞችን ይሰጠናል።

ይህ በምስሉ ላይ የምንመለከተዉ ደግሞ የባንኮች አርማ ነዉ። እና ደግሞ ይህ ደግሞ የዳሽን ባንክ አርማ። እና ይህ ምስል ዳሽን ባንክን የሚገልፅ አርማ ነዉ ማለት ነዉ።

እነዚህ በምስሉ ላይ የምንመለከታቸው የሕግ አስከባሪ አካላቶች ናቸው። የኢትዮጵያ ሠላም እንዳይደፈርስ የተለያዩ ሰላሞች እንዲረግግጡ የራሳቸውን አስተዋፅኦ የሚያደርጉ ናቸው። እንደምንመለከታቸው መኪና ላይ ተቀምጠው በመዞር የተለያዩ ወንጀለኞችን የሚይዙ ናቸው።

ይህ በምስሉ ላይ የምንመለከተው እመቤታችን ቅድስት ድንግል ማርያምን ቅዱስ ገብርኤል መጦ እያበሰራት ነው ኢየሱስ ክርስቶስን እንደምትወልድ እያበሰራት ነው። በምስሉ ላይ የምንመለከተው ቅድስት ድንግል ማርያምን እና ቅዱስ ገብርኤልን ነው ።

ይህ በምስሉ ላይ የምንመለከተው የተክል አይነት አበባ ነው። አበባ ደሞ ዘርፈ ብዙ ጥቅሞችን ይሰጠናል። የተለያዩ ነገሮችን ለማስዋብ አካባቢያችን ሰፈራችንን ለማስዋብ ይጥቅማል። እና ከዚህ ባሻገር የሚሰጠውን ጥቅም ዘርዝሩ።

ይህ በምስሉ ላይ የምንመለከተው ዕፅዋት ነው። ይህ ዕጽዋት ጥቅል ጎመን ይባላል። እና እንደምንመለከተው ሰፊ ቦታ ላይ የተለማ ዕጽዋት ነው። እና የተለያዩ ገቢዎችን ያስገኝልናል ማለት ነው። ጥቅል ጎመን ይባላል።

እነዚህ በምስሉ ላይ እንደምንመለከታቸው የተለያዩ ጎብኝዎች ከውጭ ሀገር ድረስ መጠው የአባይ ፏፏቴን እየጎበኙት ነው የምንመለከተው እና ይህን ቦታ ደግሞ መጎብኘታችን ለአገራችን ትልቅ ጠቀሜታ አለው።

እነዚህ በምስሉ ላይ የምንመለከታቸው ወጣቶች የእንጨት ስራ ውጤቶችን የሚሰሩ ወጣቶች ናቸው። እንደምንመለከተው በምስሉ ላይ የተለያዩ የእንጨት ቁርጥራጮች ይታዩናል። የተለያዩ ማሽኖች ይታዩናል ስለዚህ የተለያየ እንጨት ስራ ውጤቶችን የሚሰሩ ወጣቶች ናቸው በምስሉ ላይ የምንመለከተው።

ይህ በምስሉ ላይ የምንመለከተው የምግብ ዓይነት ነው። በኢትዮጵያ ውስጥ በጣም ታዋቂ የሆነ የምግብ አሰራር ነው። ስንግ ይባላል ቃሪያ ውስጥ የተለያዩ ቲማቲም ሽንኩርቶችን ተከተው የሚሠራ ምግብ ነው። ይህን ምግብ ደግሞ ከእንጀራ ክምር እና ከተለያዩ ምግቦች ጋር መመገብ እንችላለን።

ይህ በምስሉ ላይ የምንመለከተው የተለያየ አትክልቶን ፍራፍሬዎችን የያዘ የገበያ ቦታ ነው። እንደምንመለከተው እዚጋ ሻጮች አሉ ገዥዎች አሉ። የተለያዩ አትክልቶችንና ፍራፍሬዎችን በንግድ እየተለዋወጡ ይገኛሉ።

ይህ በምስሉ ላይ የምንመለከተው በአማራ ሚዲያ ኮፕሬሽን የቀረበ ዜና ነው። የኦዲት የግኝትን በተመለከተ የተዘጋጀ ዜና ነው።

ይህ በምስሉ ላይ የምንመለከተው ተጋቢኖ ይባላል። ገና ተሰርቶ የወጣ ሽሮ ነው በምስሉ ላይ የምንመለከተው ።ከእንጀራ ጋር የቀረብ ነዉ። ኢትዮጽያ ውስጥ በብዛት ነው የምንመገበው። እንጀራ በሽሮ ማለት ነው ተጋቢኖ።

ይህ በምስሉ ላይ ይች በምስሉ ላይ የምንመለከታት ልጅ የፋሽን ትርዒት የአገር ባህል ልብስ ለብሳ የፋሽን ትርዒት እያሳየች ነው። ከጀርባ የሚመለከቱ ተመልካቾች አሉ። ስለዚህ በመድረክ ላይ ቁማ የፋሽን ትርዒት እያሳየች ነው ማለት ነው። በመድረኩ ላይ እየተራመደች።

ይህ በምስሉ ላይ የምንመለከተው የዱር እንስሳ ነው። እና አንበሳ ይባላል። እና ብዙ ጊዜ የእንስሳቶች ወይም የዱር እንስሳቶች ሁሉ ንጉስ ወይም ደግሞ የበላይ ነው ይባላልና የጫካው ንጉስ አንበሳ ነው።

በምስሉ ላይ እንደምንመለከተው የድሮ አርበኞች እናት አባቶቻችን ነው የምንመለከተው። እና የተለያዩ የጦር ዘመቻ ሲያደርጉ ቆመው አሸኛኘት እያደረጉላቸው ነው በምስሉ ላይ የምንመለከተው ።እና የተለያዩ የጦር መሳሪያ ይዘው ወደ ዘመቻ እየሄዱ ነው። የዱሮ አርበኞች

እነዚህ በምስሉ ላይ የምንመለከታቸው የስፖርት ክለብ አባላቶች ናቸው። እነዚህ የስፖርት ክለብ አባላት የእግርኳስ ጨዋታቸውን ከመደመራቸው በፊት ሰብሰብ ብለው ፎቶ እየተነሱ ይገኛሉ። እነዚህ የዳሽን ቢራ የክለብ አባላት ናቸው።

በምስሉ ላይ የምንመለከተው ምስል ሚስማር ይባላል። እና እነዚህን ምስማሮች ዘርፈ ብዙ ጥቅሞችና ሚሰጡን። ከነዚህ መካከል ቤት ስንሰራ እንደማያያዣ እንጠቀምባቸዋለን። የተለያዩ ነገሮችን ለመስቀል እንጠቀምባቸዋለን። እስቲ እናንተ ከዚህ ሌሎች የሚሰጡትን ጥቅሞች ዘርዝሩ?

እነዚህ በምስሉ ላይ የምንመለከታቸው የፖም ፍሬዎች ናቸው። በእቃ ላይ የተቀመጡ ብዛት ያላቸው የፖም ፍሬዎች ናቸው።

ይህ በምስሉ ላይ የምንመለከተው ተሽከርካሪ ነው። እና የተለያዩ ቦታዎች ላይ አይሱዚ ይባላል። እና ይህ ተሽከርካሪ የተለያዩ እቃዎችን ጭነን ከቦታ ቦታ ለመንቀሳቀስ ይጠቅመናል። የተለያዩ ትላልቅ ዕቃዎችን ከአገር አገር ለማዘዋወር ይጠቅመናል።

ይች በምስሉ ላይ የምንመለከታት እንስሳ የዱር እንስሳ ናት። እና ሚዳቋ ትባላለች። እና በዱር ውስጥ የምትኖር እንስሳ ነች። እና ደግሞ በዱር ውስጥ የምትኖር እንስሳ እና ለምግብነት የምታገለግል እንስሳ ነች።

ይህ በምስሉ ላይ የምንመለከትው ልጅ የልብስ ስፌት ባለሙያ ነው። እንደምንመለከተው ከጀርባው ተሰትው የተንጠለጠሉ ልብሶች አሉ። እና የተለያዩ ልብሶችን እየሰፋ የሚተዳደር ልጅ ነው ማለት ነው።

ይህ በምስሉ ላይ የምንመለከተው መጓጓዣ ወይም ደሞ ባቡር ይባላል። እና በሀዲድ ላይ የሚጓዝ ባቡርን ነው የምንመለከተው። በሀዲድ ላይ እየተሽከረከረ ወይም እየሄደ የሚገኝን ባቡር ነው የምንመለከተው።

ይህ በምስሉ ላይ የምንመለከተው የሙቀት ማቀዝቀዣ መሳሪያ ነው። ከፍተኛ ሙቀት ባለበት አካባቢ ላይ ሙቀትን ለማቀዝቀዝ የምንጠቀምበት መሣሪያ ነው። እና ይህንን መሣሪያ ለመጀመሪያ ጊዜ የፈጠረው ሰው ማን ይባላል።

እነዚህ በምስሉ ላይ የምንመለከታቸው የንግድ ማዕከሎች ናቸው። እንደምንመለከተው የተለያዩ ልብሶችን ሱሪዎችን ከላይ ሸሚዞችን የተለያዩ ነገሮችን ይዘዋል እና ሰው እየመጣ ከዚህ መገበያየት ይችላል ማለት ነው።

እነዚህ በምስሉ ላይ የምንመለከታቸው የፍራፍሬ አይነቶች ናቸው። የተለያዩ አይነቶች ፍራፍሬ አይነቶች ሁነው ተማሪወችን ለማስተማር የተቀመጡ የፍራፍሬ አይነቶች ናቸው።

በምስሉ ላይ የምንመለከታቸው መነኮሳት ናቸው። አለም በቃኝ ብለው መንነው ገዳም የገቡ መነኮሳት ናቸው። ለሀገራችን ጸሎትን የሚጸልዩ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ መነኮሳት ናቸው።

ይህ በምስሉ ላይ የምንመለከተው ደግሞ የእህል ውቂያ ነው። ዘመናዊ የሆኑ ማሽኖችን በመጠቀም ሰብሎችን ወይም ደሞ እህሎችን እየወቁ ነው የምንመለከተው በምስሉ ላይ የምንመለከተው ማሽኖችን በመጠቀም እህሎችን እየወቁ ነው።

ይህ ምስሉ ላይ የምንመለከተው ዜና ነው። በአማራ ሚዲያ ኮርፖሬሽን የመስቀል ደመራ በአል ትርጉም መስቀል ምን ማለት እንደሆነ፣ ደመራ ማለት ምን ትርጉም እንዳለው የሰጠው መግለጫ ነው። ከአዲስ አበባ ስቱዲዮ ቀጥታ የመስቀል ደመራ መዋልን በተመለከተ።

እነዚህ በምስሉ ላይ የምንመለከታቸው የእጅ ስራ ውጤቶች ናቸው። እነዚህ የእጅ ስራ ውጤቶች የተለያዩ እ አለላ ሰበዞችን በመጠቀም የተሰፋ የስፌት አይነቶች ናቸው። እና ማስጌጫነት ይጠቅማሉ።

እነዚህ በምስሉ ላይ የምንመለክታቸው የሀገር ባህል ልብስ ለበሰው የተለያየ ዲዛይን ያለው ልብስ ለብሰው ለፋሽን ትርኢት እያሳዩ ነው። እንደምንለከተው በዙሪያቸው ሰብሰብ ያሉ ሰዎች ይታያሉ። እነሱን ለመታደም የመጡ ናቸው። እና ይህ የፋሽን ትርኢት ነው ማለት ነው።

ይህ በምስሉ ላይ የምንመለከታት ሁለት ሲኒ ቡና ይዛ ለሰው ለማቅረብ እየሄደች ነው የምንመለከታት ቡና ደግሞ በኢትዮጵያ ውስጥ በጣም ታዋቂ የሆነ መጠጥ ነው።

እንግድህ በምስሉ ላይ የምንመለከታት የቤት እንስሳት ነች። እና ዶሮ ነች። እና ዘርፈ ብዙ ጥቅሞችን ትሰጣለች። ለምሳሌ እንቁላልዋ ለምግብነት ያገለግላል ሊሸጥም ይችላል። እሷም ስጋዋ ሊሸጥ ይችላል እና ገቢ ልታስገኝ ትችላለች።

እነዚህ በምስሉ ላይ የምንመለከታቸው የሻይ ቅጠል አይነቶች ናቸው። እና የተለያዩ የሻይ ቅጠል አይነቶቹ ከዚህ ጋ ተቀምጠዋል። በካርቶን ታሽገው ነው የተቀመጡት ከዚህ ጋ በምስሉ እንደምንመለከታቸው ውሽ ውሽ ሻይ፣ ጦስኝ ሻይ ይላል። ስለዚህ የሻይ ቅጠል አይነቶቹ ናቸው በካርቶን የተቀመጡ።

ይሄ በምስሉ ላይ የምንመለከተው ከአማራ ሚዲያ ኮርፖሬሽን የተሰጠ ዜና ነው። ይህ ዜና ደግሞ የኮሪደር ልማት በተመለከተ በምን ደረጃ ላይ እንዳለ በምን ሁኔታ ላይ እንዳለ የተሰራ ዜና ነው ማለት ነው።

ይህ በምስሉ ላይ የምንምለክተው አትክልት ነው። ብዙ አትክልቶች አሉ ከአትክቶች መካከል አንዱ ነው። ይህ በምስሉ ላይ የምንመለክተው አትክልት ደግሞ የአበባ ጎመን ይባላል። ይህ የአበባ ጎመን ተጠብሶ ከተለያዩ ነገሮች ጋር ተድርጎ ይበላል።

ይህ በምስሉ ላይ የምንመለከተው የተለያዩ የመሰረተ ልማት ቦታዎች እንዴት ነው ማደግ ላይ እንዳሉ ነው ምንመለከተው እንደምንመለከተው አስፋልቱ በጣም በጥራት የተሰራ ነው የሚመስለው ቤቶቹ እና ደግሞ የመንገድ መብራቶችን ስንመለከት።

እነዚህ በምስሉ ላይ የምንመልከታቸው የአካል ጉዳተኞች እንግዲህ ስፖርታዊ ውድድር እያደረጉ ነው። እንደምንመለክተው የቅርጫት ኳስ ውድድርን እያደረጉ ነው በቡድን ሁነው። ቀይ የለበሱ አሉ። ቢጫ የልበሱ አሉ። በቡድን ተከፍለው የቅርጫት ኳስ ውድድርን እያደረጉ ነው።

እነዚህ በምስሉ ላይ የምንመለከታቸው ስኒና ጀበናዎች ናቸው። እኒህ ስኒና ጀበናዎች ደግሞ ቡና አፍልተን ሸድተን ለመጠጣት እንጠቀምባቸዋለን። አንድ ላይ ያሉ እቃዎች ናቸው። የስኳር ማስቀመጫ አለው እንደምንመለከተው።

ይህ በምስሉ ላይ የምንመለከተው አርማ ወይም ደግሞ መለያ ነው። ሁሉም የእየራሱ መለያ ወይም ደግሞ አርማ እንዳለው ሁሉ የኢትዮጵያ አየር መንገድም ይሄ የሱ አርማ ወይም ደግሞ መለያ ነው ማለት ነው።

ይህ በምስሉ የምንመለከተው ታዋቂ የሆነው ሙዚቀኛ ጎሳየ ተስፋዬ ነው። ጎሳየ ተስፋዬ ብዙ የሆኑ አልበሞች አሉት። ነጠላ ዜማዎችንም ያወጣና በኢትዮጵያ ውስጥ ብዙ ተወዳጅነትን ያገኘ ሙዚቀኛ ነው።

ይህ በምስሉ ላይ የምንመለከታት የኢትዮጵያ የሆነውን ባህላዊ መጠጥ እየተጎነጨች ወይም ደግሞ እየጠጣች ነው የምንመለከተው ይህም ደግሞ ባህላዊ መጠጥ ጠጅ ይባላል። ከነመጠጫውና ከነብርሌው ነው የያዘችው ማለት ነው።

ይህ በምስሉ ላይ የምንመለከተው የላሊበላ ውቅር አብያተ ክርስቲያን ነው።11 ፍልፍል ቤተክርስቲያኖችን የያዘ ነው። እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስፍራ ነው። ቦታ የሚይዝ ነው። እና ለጉብኝት ደግሞ በጣም የሚመረጥ ቦታ ነው።

እነዚህ በምስሉ ላይ የምንመልከታቸው የ ኦርቶዶክስ እምነት ዲያቆኖች ቀሳውስታቶች ናቸው። ጸሎት እያደረጉ ነው ሰብሰብ ብለው በምስሉ ላይ እንደምንመለከታቸው።

እነዚህ በምስሉ ላይ የምንመለከታቸው የእጅ ስራ ውጤቶች ናቸው። የተለያዩ ቀለማትን በመጠቀም የሚሰሩ የእጅ ስራ ውጤቶች ናቸው። የተለያዩ አለላዎችን በመንከር የሚሰሩ የተለያዩ የእጅ ስራ ውጤቶች ናቸው። የተለያዩ ቤቶች ለማስዋብ ሞሰቦች ይታየኛል።

ይህ በምስሉ ላይ የመንመለከተው የፍራፍሬ አይነት ነው። እና ኧ ትርንጎ ይባላል ስሙ። እና በሀገራችን በብዙ አይነት ክፍሎች ውስጥ የሚገኝና በጣም ጣፋጭና ተልጦ የሚበላ የፍራፍሬ አይነት ነው።

ይህ በምስሉ ላይ የምንመለከተው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች የፀሎት የጸሎት ስነ-ስርዓት ነው። በምስሉ ላይ የምንመለ እንደምንመለከተው ዲያቆናትና ካህናት ሆነው ጸሎት እያደረጉ ነው በምስሉ ላይ የምንመለከተው።

ይህ በምስሉ ላይ የምንመለከተው የኢትዮጵያ መሰረተ ልማቶች በምን ያክል ደረጃ እንዳደጉ የሚያመለክት ነው ።እዚህ ጋ የሶላር ንጣፎች ናቸው ሚመለከቱት። ስለዚህ መብራት በጠፋ ጊዜ እነሱን ተክተው ለመጠቀም የሚያገለግሉ ናቸው ማለት ነው ።

ይህ በምስሉ ላይ የምንመለከተው በሀገራችን በገጠሩ ክፍል ተራራ አካባቢ ላይ የበቀለ ሰብል ነው። በጣም አድጓል ፍሬ ምናምን ይዟል እንደምናየው። እና ያደገ የሰብል አይነት ነው ።